ምስሉ ላይ የምንመለከታቸው የተለያዩ ባህላዊ ልብስ ለብሶ የተለያዩ የሙዚቃ መሳሪያዎችን ይዘው ባህላቸውን ጥበባቸውን በመግለጽ ላይ እንዳሉ ያመለክታል ማለት ነው የተነጭ ወይም ባህላዊ ልብስ ለብሰዋል የተለያዩ ሙዚቃ መሳሪያዎች እንደ ክራር ከበሮና ማሲንቆ አይነት መሳሪያዎችን ይዘዋል

ምስሉ ላይ እንደምትመለከተዉ ፊት ለፊታችን አንዲት ሴት አምራ እና ተዉባ ጸጉሯን ተሰርታ የተለያዩ ጌጣጌጦችን ጀሮ ጌጥ እና የጸጉር ጌጦችን አድርጋ የባህል ልብስ ለብሳ እናያታለን ማለት ነዉ።

የምንመለከተው ከአትክልትና ፍራፍሬዎች መካከል ጥቅል ጎመን የምናየው የጠቀል ጎመን መጀመሪያ በፍሬው ተዘርፈው ከዛ ተነግሮ እንደገና በሆነ ሁኔታ ተክሎ እየተኮስና እየተመረጠ የሚያድያት አይነት ነው።

ምስሎች እንደምንመለከተው ፊት ለፊታችን በመጥበሻ የተጠበሰ ዳቦ ይታየናል እና ዳቦ የተለያየ ቅርሶቹ እንዳያመልጥ ማለት ነው እና ከላይም ደግሞ ክሬም ተነስቶበታል ማለት ነው ቀለሙ ቢጫ ነው። እና በሚያምሩ ሁኔታ እየተሰራ ነው

ላይ የምንመለከተው አንዲት ህፃን በሚያምር ዲዛይን ተሠርተው በተለያየ በሚያምር ፀጉር ነው ማለት ነው ሲሆን ፀጉሯን ደግሞ ከአራት ተከፍሎ ቁጥጥርና ወታች የተሰራ ነው

ምስሎች የምንመለከተው የህግ አስከባሪ የሆኑት ፌዴራል ፖሊስ በመኪና ቦታ ወደሌላ ቦታ እየተጓዙ እንደሆነ የሚያሳይ ምስል ነው ማለት ነው እነዚህ ግ አስከባሪዎች በሀገራችን ውስጥ ሰላምና ፀጥታ እንዲኖር የሚያደርጉልን ናቸው

ምስሉ ላይ የምንመለከተው ሲኒማ ቤት ነው ይህ ሲኒማ ቤት የተለያዩ ፊልሞችን ገብተን የምናይበት ፔትሮ ማለት ነው አዳዲስ የሆኑ ፊልሞች በሚለቀቁበት ጊዜ የምናይበት ነው።

ምስሉ ላይ የምንመለከታቸው በጣም ብዙ የሆኑዎችና ሁለት ሰዎች አንደኛው አሻጭና አንደኛው ገዢ ሲሆኑ እነዚህን ዶሮዎች በተለያየ የዋጋ በማከፋፈል የሚተዳደር ወይም ደግሞ የሚሰራው ስራ ነው።

ምስሉ ላይ የምንመለከተው ምግብ ሲሆን ይህ ምግብ ከተለያዩ አይነት ነገሮች የተሰራ ነው። እንደ በርገር ያለ ሲሆን ከላይ ዳቦ ከታሽ ደግሞ የተለያዩ ክሬሞችና የተለያዩ የተጠበሱ ችብሶች አሉት ሌላም ነገሮች አሉ፤ ለምግብነት በጣም ተፈላጊ የሆኑ ምግቦች ናቸው።

ምስሉ ላይ የምንመለከተው የተለያዩ ማህበረሰቦች የግብርና ስራን እየሰሩ እናያለን ማለት ነው። የግብርና ስራ መካከል ደግሞ እርከን ነው እየሰሩ ያሉት፤ በጣም ብዙ ማህበረሰቦች ወተው መሬቱን በውሃ ወይም በዝናብ እንዳይታጠብ በተለያዩ ቦታዎች ላይ እየሰሩበት እናያለን።

ምስሉ ላይ እንደምንመለከተው ፊት ለፊታችን የአማራ ክልል ፖሊስ ኮሚሽን የሚል ባንዲራ ወይም መለያ ይታየናል ማለት ነው ይህም መለያ የተለያዩ ቀለማቶችን የሚይዝ ሲሆን ከነዚህም ቀለማቶች መካከል ሰማያዊ አለ ቢጫ አለ እና በጥቁር ቀለም ደግሞ የእስንዴ ምልክት እናያለን ማለት ነው።

ምስሉ ላይ እንደምንመለከታው ፊት ለፊታችን የተለያዩ ሰዎች እየተዝናኑበት ያለበት ቦታ እናያለን እና ጠገሙ የሚያምራርን አረጓዴ የዛፎች ያሉ የተለያዩ የመዝናኛ መጫዎቻዎች እና ሀፃናቶች እየተጫውስበት ያለውን ቦታ እናያለን ማለት ነው። በጣም የሚያምረ እና ውብ ቦታ ነው።

ምስሉ ላይ የምንመለከተው በጣም የሚያመር ተፈጥሯዊ አካባቢን ነው የምናየው የተለያዩ ዛፎች ውሃ አካላቶች ፀሐይን እና ሰማይን የተለያዩ በጣም የሚያማምሩ ውቭ የሆኑ ተፈጥሮዎችን የምናይበት ምስል ነው ማለት ነው። እና በዚህ አካባቢ ወንዙ ውስጥ መሃል ላይ የተለያዩ ዛፎች እንዳሉ የሚያሳይ ነው።

ምስሉ ላይ የምንመለከተዉ በጣም የሚያማምሩ ትልልቅ ህንፃወች እና አጠገቡም ደግሞ የተለያዩ አቀማመጦችን እናያለን ማለት ነዉ ።የዉሀ አካል እና የተለያዩ በአረንጓዴ የተሸፈኑ መልካም ምድሮችን እናያለን።

ምስሉ ላይ የምንም መለከተው የሱፐር ማርኬት እቃ ከሆነ መካከል የምጥን ሽሮ አልሚ የምጥንሽሮን ነው። ምናዩ ማለት ነው ምጥንሽሮ ከተለያዩ ነገሮች ተዘጋጅቶ ለግቢ የሚቀርብ የሱፐርማርኬት እቃ ሲሆን ከባቄላ ሊሆን ይችላል፣ አተር ሊሆን ይችላል፣ ከሽንብራ እና ሌሎች ምቅመም አቀመሞች ተጨምረውበት በርባር የተደርገ የሚሰራ ምጥንሽሮ ነው ማለት ነው።

ምስሉ ላይ እንደምንመለከተው ከቆዳ የተሰራ የሴቱ ጫማ እና ነጭ ጌጥ ያለው ና ያለን እና የለበተችው ሰው ደግሞ ጥነጭ ጥፍር ቀለም ተቀብታ ነጭ ጌጥ እግሯ ላይ አድርጋለች ማለት ነው።

ምስሉ ላይ የምንመለከታት ኒያላ ስትሆን በሰሜን ብሔራዊ ፓርክ የሚገኝ ከሚገኙ ብርቅዬ እንስሳቶች መካከል አንዷ ናት እና ማህበረሰባቸውን ወይም የተለያየ ሰዎች በሚወዱበት ጊዜ የተለያዩ ከእነሱ መካከል አንዷ ናት።

ምስሉ ላይ የምንመለከታቸው ሰዎች ሰብል እየሰበሰቡ እንደሆነ የሚያሳይ ምስል ነው ማለት ነው የተለያዩ ሰብሎች እየታጨዱ እና በመዳበሪያ ተከተው የምናይበት ምስል ነው ማለት ነው ፊትለፊቱ ደግሞ የተለያዩ ዘፎች እንዳሉ ያመላክተናል።

ምስሉ ላይ እንደምንመለከተው ፊትለፊታችን በፎቶ የምናየው የ አገሬወተት እና የወወተትታዋጾዎ እዚህ ይገኛያሉ፡፡ ብሎ ለማስታወቅ የሚሠራ ማስታወቂያ ነው እኛ ይህ ማስታወቂያ ተለጥፎ በተለያዩ ቦቶች በምናይ ግር ጊዜ ይት እደሚገኝ በስድክ ቁጥር እና አምቀጨ ወይም ሰፈርም በመናገር ሰዎች ሄደው እንዲገዙ ለማድረግ የሚደረግ ማስታወቂያ ነው፡፡

ፊት ለፊታችን የልብስ መሸጫው ቤቶችን እናያለን የተለያዩ ልብሶችን እናያለን እና ነጋዴዎችንም አብረው እያየን ነው እና የቆቁሩ ቤት እና ጥገባቸው ደግሞ የመብራት ፖል ይታየናል የተለያ ቀደም ያላቸው ልብሶችን እናያለን፡፡

ምስሉ ላይ የምንምመለከታቸው የከተማው ሕግ አስከባሪ ፌዴራል ፖሊሶችን ሲሆን የተለያዩ ስብሰባ እና የተለያዩ ቦታዎች በምንገባበት ጊዜ በፍተሻ ነው የሚያስገቡ ማለት ነው እና ፍተሻ ያካሄዱ እንደሆኖ የሚያሳይ ምስል ነው።

ምስሉ ላይ የምንመለከታቸው የተለያዩ መጓጓዣዎች እና ተሽከርካሪዎች ሲሆኑ እነዚህ መጓጓዣዎች የተለያዩ እቃዎችን በመጫን ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ የምንጠቀማቸው መጓጓዣዎች ናቸው ማለት ነው ብዙ ጊዜ የተለያዩ እቃዎችን በምንገዛበት ጊዜ እና ከአንድ ቤት ወደ ሌላ ቤት በምንሻጋገርበት ጊዜ ዕቃዎችን ጭነን ወደ ሌላ ቦታ ለመውሰድ ይንጠቀምበትለን።

ንስሉ ላይ እንደምንመለከተው የሙዚቃ መሳሪያ የሆነውን ክራር እነያለን ይህ ክራር ከሁለት ቋሚ እንጨቶች እና ከአንድ አግዳሚ እመለከታች ደግሞ ሁሉን ማጣሙሩ የሚይዝ አንድ ክብጣውላለን ማለት ነው፡፡ እና ስድስት አውታሮችን ይይዛል፡፡